በነጭ ልብስ አሸብርቀዉ ጧፍ ይዘዉ ጠሎት እያደረጉ የሚያሳዩ ሰወች ናቸዉ ።የኦርቶዶክስ ተዋሕዶ ሀይማኖት ተከታዮች ናቸዉ። ይህን ስነ ስርአት እናተ ከዉናቹ ታቃላቹ ይሆናል።

የሙዚቃ ነው እና ሙዚቃ ተወዳጅን ያገኘና በጣም ብዙ አልበሞች በጣም ሙዚቃ ነው እና ሙዚቃ የወጣሁ በስንት አመተ ምህረት ነበር?

በምስሉ ላይ የምንመለከተው የፕሪንት ማሽን እየተጠገነ እንመለከታለን። የፕሪንት ማሽን ነገሮችን ኮፒ የሚያደርግልን እና ድካምን የሚቀንስልን ነው። አሁን በገበያ ላይ ያለው ማሽን ምን ያክል ብር ያወጣል?

በምስል ላይ የምንመለከተው ኒሳ የቆዳ ሳሙና ነው ይህም ለሰውነታችን ተስማሚ የሆነ የቆዳ ሳሙና ነው ቆሻሻ የሚያስወገድል የቆዳ ሳሙና ነው ይህ ዋጋው ምን ያክል ነው?

ይክ አትሌይት ኃይለ ገብረ ስላሴ እና ቀነኒሳ የወርቅ የሜዳልያ ተሽልመው የሚያሳዊ ምስል ነው። ይህ ምስል ይህ ሃይኮን ሆነ ምስል በይህት ድላቸው የተነሱት ቆቶ ነው።

ይህ የመዳኒት የንግድ ግብይት ሲሆን እንግዲህ መድሀኒቶች በጣም በጥንቃቄ መያዝ አለባቸው እና ናነ ቶሎ ኤክስፓየርዳቸው የሚያልፍ ስለሆነ እናንተ እነዚህን መድሀኒቶች ስትገዙ ኤክስፓየርድ ዴታቸውን ቸክ ታደርጋላችሁን?

ይግ መቧቢያ ሙዙ ይሰኛል ሙስ በጣም ብዙ ንጥረ ነገሮች የበሬትጸገ ሲሆን እንግዲ ኮዳውን ከመጣል ይልቅ ለደውበት መጠበቂያ እንደምንጠቀሞ ይታወቃል ይህን የዳ ይህ ለምን ለለቆዳችን ምናይነት አስተዋጿ አለው፡፡

ይህ በምስሎ ላይ የምንመለከተው ባህላዊ መጠጥ ምስራበት መንገድ ነው፡፡ ይህ ባህላዊ መጠጥ መስሪያ መንገድ አረቂ የምስራትየት ነው አረቂ ከምን ይሰራል እንዴት ይሰራል፡፡

ምስል ላይ የምንምመለከተው ቤተክርስቲያን ምን በበባል ይጠራል ይህ ቤተክርስቲያን መቼህ ስተመሰርተ ይህ ቤተክርስቲያንስ አክልጋዮቹ እንለማናቸው በቀንስ ያርግሚ ያግኝ ይችላል